ይህ የሀገራችን የባህል አልባሳት የሆነው ቀሚስ ለብሰው የሚታዩ ሴቶች ናቸው።

ይህ ባህላዊ የ ውዝዋዜ እና የጭፈራ መድረክ ላይ የሚያሳዩ ባህላዊ ተወዛዋዦች ናቸው። በሃገራችን ኢትዮጵያ የሚታይ ባህላዊ ሙዚቃ ነው።

የሉሲ አጽምን ለትምህርት የሚያሳይ የ ሉሲ አጽም ነው። ረዥም እድሜ ያስቆጠረች ሉሲን የሚማሩበት የትምህርት መስክ የሚያሳይ ነው።

ይህ የገና ጨዋታ ባህላዊ የስፖርት ውድድር ነው:: በሀገራችን በገና በዓል ወቅት የሚዘወተር ባህላዊ ጨዋታ ነው ::

ኤሊ በመባል ትታወቃለች ኤሊ በቤት ውስጥ ትገኛለች አልፎ አልፎም በዱርና በጫካ ትገኛለች ።በመባል የምትታወቅ እንስሳት ነኝ።

ይህ በሀገራችን ኢትዮጵያ በተለይ በሀገራችን በገጠሪቱ ክፍል የሚገኙ በአንድ ማህበረሰብ ላይ ያሉ መኖሪያ መንደሮች የሚያሳይ ምስል ነው፤ ከሳር የሚሰሩ ጎጆ ቤት በመባል ይታወቃሉ ።

የተለያዩ ሰብሎችን በአውድማ ላይ ምርቱን ከገለባ ለመለየት ወይም ለምውቃት የሚያገለግል ፤ በመውቃት ላይ የሚገኙ አርሶአደሮችን የሚያሳይ ምስል ነው።

የተለያዩ የወጥና ምግብ ለማዘጋጀት የሚያገለግል እንደ ብረትድስት አይነት እንደ ሳህንም የሚያገለግል የቤት እቃ የሚያሳይ ምስል ነው።

ይህ ባህላዊ የምግብ አዳራሽ ሲሆን ምግብ በሚመገቡበት ጊዜ ተወዛዋዦቹ ወተው የባህል ጭፈራ የሚያሳዩበት የምግብ አዳራሽ እና መድረክ ነው።

ይህ የምግብ አይነት በየአይነት የሚባል ምግብ ነው። እንጀራ በተለያዩ ማባያ አይነቶች የሚቀርብ የምግብ አይነት ነው ።

ሴቶች ውበታቸውን ለመጠበቅ ጸጉራቸውን የሚሰሩበት የጸጉር አሰራር አይነት ነው። በሰሜኑ ክፍል በብዛት የሚዘወተር የጸጉር አሰራር አይነት ነው።

ይህ አባቶችን እግሮቻቸውን በማጠብ ላይ የሚያሳይ ምስል ሲሆን አባቶችን እና ታላላቅ ሰዎችን የምናከብርበት ባህል ነው።

የወይባ ጭስ የማህጸን እና የማህጸን አካባቢ ባህላዊ የህክምና መስጫ ዘዴ ሲሆን፤ ሴቶች ብዙ ጊዜ የሚጠቀሙት ነው።

ቄሶች ቁጭ ብለው ሰዎችን ለማስታረቅ ፣ ለማሸማገል እና ማህበረሰቡን ለመምከር በኢትዮጵያ የሚገኝ ምርጥ የሆነ ባህላችን ነው።

ይህ የግምባታ እቃ ሲሆን ለግምባታ የሚያገለግል ከሲሚንቶ፣ ከአሸዋና ጠጠር የሚዘጋጅ ብሎኬት ይባላል። ለተለያዩ የቤት ግንባታዎች የሚያገለግል እቃ ነው። የተለያዩ ነጋዴዎችም የተለያየ ግብይትና ስራ ይሰሩበታል።

ይህ በቤትና በቢሮ እቃዎች ላይ የሚገኝ ነው። በተለይ ቤቶት ውስጥ በምግብ ማብሰያ የሚገጠም በተለያዩ እቃ ማጠቢያ የሚገጠም ፤ ከእንጨት የሚሰራ ነው ።

እኚህ አባት በሃጋራችን ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ጳጳስ ናቸው ፤ አቡነ አብርሃም ይባላሉ ፤ የሰሜን ጎጃም እና ሀገረ ስብከት ሊቀ ጳጳስ።

ይህ በሃገራችን ኢትዮጵያ በባህላዊ መጠጥ የሚዘወተር ጠላ በመባል ይታወቃል። ጠላ ከተለያዩ የእህል አይነቶች የሚዘጋጅ ከበቆሎ እና ከገብስ አይነቶች የሚዘጋጅ ባህላዊ መጠጥ ነው።

በሃገራችን ኢትዮጵያ በብዛት በባህል ጊዜ የሚዘወተር የባህል ልብስ ነው። የሚሰራው ከጥጥ እና ከተለያዩ የጥልፍ እና የጌጣጌጥ ስራ ነው። የባህል ልብስ ይባላል።

ይህ በጸሃይ ብርሀን የሚሰራ ብርሃን የሚፈጥር፣ የተለያዩ ባትሪዎችን እና የተለያዩ እቃዎችን የምንጠቀምበት በጸሃይ ብርሃን የሚሰራ ነው።

ማር ንብ በምታደርገው ስራ የሚገኝ ውጤት ነው። ለተለያዩ ባህላዊ ህክምናዎች ጥቅም ላይ እየዋለ ይገኛል።

የኢትዮ ቴሌኮም የማስታወቂያ ሰሌዳ ነው። ኢትዮ ቴሌኮም የተለያዩ የጥቅል አይነቶችን የሚያስተዋቅበት እና የሚሸልምበት የማስታወቂያ ሰሌዳ ነው።

ይህ በምስሉ ላይ የሚታየው የደብረ ብርሃን ዩኒቨርሲቲ አርማ ሲሆን በአማራ ክልል የሚገኝ ታላቅ ዩኒቨርሲቲ ነው። ደብረ ብርሃን ዩኒቨርሲቲ በኢትዮጲያ ከሚገኙ ዩኒቨርሲቲዎች አንዱ ዩኒቨርሲቲ ነው።

በሃገራችን የባህል አልባሳት ላይ ጥ ወይም ደሞ የተለያዩ ድምቅ ብለው እንዲታዩ የሚደረጉበት የጥልፍ እና የጌጣጌጥ አይነት ነው።

በምስሉ ላይ የምናየው እናት ከልጇ ጋር ከህፃን ልጇ ጋር ይታያል። ይህ ህፃን ወደ ህክምና ቦታ ላይ በማምጣት የማህበረሰብ እና ቤተሰብ አቀፍ ግንዛቤ እያገኘች እና ህክምና እያገኘች ነው።

የኢትዮጵያ ኦርቶዶክስ ተዋሕዶ ሀይማኖት መስከረም አስራሰባት ቀን የሚከበር የመስቀል በአልን የሚያሳይ ነው ፤ መስከረም አስራስድስት አመሻሽ ላይ የሚለኮስ የደመራ በአል ነው።

በሀገራችን ኢትዮጵያ በብዛት የሚዘወተር የባህላዊ የቡና ጠጡ ፕሮግራም እና የተለያዩ ትኩስ ነገር የሚገኝበት ቤት ነው። የተለያዩ ባህላዊ ምግቦችም የሚገኙበት ባህላዊ ምግብ ቤት እና ቡና ቤት ነው።

ይህ በምስሉ የሚታየው የተለያዩ ምግቦችና መጠጦች የሚገኙበት ቡናና ምግብ ቤት ሲሆን የተለያዩ የምግብ አይነቶች እና ትኩስ ነገሮች የሚገኙበት ቤት ነው ።

ይህ የንጉስ የዘውዳዊ መገለጫ ዘውድ ይባላል። ንጉሱ የሚያደረገው ጌጣጌጥ ከተለያዩ ማእድናት የሚሰራ ጌጣጌጥ ነው።

ይህ በሀገራችን በሰሜኑ ክፍል "ሻደይ ሶለል" በመባል የሚታወቅ የባህል እሴት ነው ፤ በተለያዩ የቱሪስት እና ቱሪዝም መገኛ ነው።

ይህ በምስሉ ላይ የምናየው ሱቅ ሲሆን በሱቁ ውስጥ የተለያዩ የመዋቢያና የውበት መጠበቂያ እቃዎች ይገኛሉ። እነዚህን ዕቃዎች ለመሸጥ የቆመች ሰራተኛ ትታያለች።

በጣና ሀይቅ ላይ የሚጓዝ ታንኳ እየቀዘፈ የሚሄድ በቱሪዝም እና በሀይቁ ላይ አሳ የሚያስግር ሰው ነው።

በምስሉ ላይ የሚታየው መኪና ይባላል። ባለ አራት ጎማ መኪና ነው። ሰዎችን እና ነገሮችን ለማጓጓዝ ከቦታ ቦታ ለማንቀሳቀስ የሚጠቅም መኪና ነው።

ይህ በምስሉ የሚታየው ብርቅየ የዱር እንስሳ ሲሆን ቀይ ቀበሮ ይባላል። በሰሜን የሀገራችን ክፍል ይገኛል። በኢትዮጵያ ብርቅየ እና ድንቅየ እንስሳ ነው።

ይህ በሀገራችን ኢትዮጵያ የስፖርት ክለብ ሲሆን ፋሲል ከነማ በመባል ይታወቃል። በአሁኑ ሰአት በሀገራችን ኢትዮጵያ እየተጫወተ የሚገኝ ክለብ ነው።

እኒህ እማሆይ የሚባሉ ትልቅ የሙዚቃ እንስት ናቸው። በሀገራችን ብቸኛ የሙዚቃ እንስት በመባል የሚታወቁ ታዋቂ እናት ናቸው። አሁን በህይወት የሉም።

በትምህርት መስክ በኩል አሲድ እና ቤዝን ለመለየት የሚያገለግል ወረቀት የሚያሳይ ነው ተማሪዎች ለትምህርት እንዲያግዛቸው በቤተ-ሙከራ ውስጥ የሚገኝ የትምህርት አይነት ነው።

ይህ ተሽከርካሪ የተለያዩ እቃዎችን ማጓጓዣ እና የትራንስፖርት መገልገያ አይነት ነው። የተለያዩ እቃዎችን ከቦታ ቦታ በማንቀሳቀስ ይታወቃል።

ይህ መኪና ይባላል። የተለያዩ የጭነት አገልግሎቶችን በመስጠት ከአንድ ቦታ ወደ ሌላ ቦታ እቃዎችን የሚያጓጓዝ ነው።

በሀገራችን ኢትዮጵያ በገጠር አካባቢ የምትገኝ እናትን ምስል ያሳያል። እሂ በሰፌድ ሰብል እያበጠረች የሚያሳይ ምስል ነው።

ይህ በምስሉ ላይ የሚታየው የመንገድ ላይ ምልክቶች ናቸው። ለንግድ እና ለግብይት የቀረቡ በብዛት ምን ላይ የሚቀመጡ ይመስላችኋል?

ይህ በትላልቅ ከተሞች በብዛት በአዲስ አበባ የመናገኘው የህዝብ ማመላለሻ አውቶብስ ነው። የተለያዩ ማህበረሰቦችን ከቦታ ከቦታ በማዘዋወር ላይ ይገኛል።

ይህ በሀገራችን ጥበብና ባህል ውስጥ የምናገኘው እጣን እየተጨሰ የእጣን ይህ ጭስ ነው የሚያሳይ ለተለያዩ ዝግጅቶች ያገለግላል።

የእንጨት አይነት ወጤት ሲሆን ለተለያዩ የቤት እና የቢሮ እቃዎችን ለመያዝ የሚያገለግል የእንቸት ውጤት ነው።

ይህ የኢትዮ ቴሌኮም የማስታወቂያ ሰሌዳ ነው። በቴሌ ብር የተለያዩ ክፍያዎችን የሚከፈልበትን መንገድ የሚያሳይ የማስታወቂያ ሰሌዳ ያሳያል።

በአንዳንድ ከተሞች ላይ እንግዶችን ለመቀበልና መስተንግዶ ለማድረግ የሚገነባ ትላልቅ መሠረታዊ አገልግሎት ሰጪ ተቋም ነው።

ይህ የአፄ ፋሲለደስ መናገሻ ነው። በጎንደር ከተማ ውስጥ የሚገኝ ታላቁ የፋሲለደስ ቤተመንግስት የሚገኝበት አሁን በእድሳት ላይ ተጠናቆ ያለቀ።

ይህ ማስታወቂያ ስለኢትዮ ቴሌኮም ማስታወቂያ የማይ ኢትዮቴል ማስታወቂያ የሚል ቦርድ ነው። ስለ ኢትዮ ቴሌኮም የሚናገር የማስታወቂያ በር ነው።

ባህርዳር ጣና ሀይቅ ላይ የሚገኝ ጠሀይቱ መናፈሻ የተለያዩ ምግብ ቤትና መጠጥ የሚገኝበት ነው።

ይህ ምስል አስቻለው ፈጠነ ሙዚቀኛ አስቻለው ፈጠነ የለቀቀው ከሙዚቃ ምስል ላይ ነው። በጣም ደስ የሚል ሙዚቃ ነው።

የሃገራችን የኢትዮጵያን ባህል የሚወክ የእጅ ስእል ወይም የጥበብ ስራ ነው። በጣም ዉብ እና ማራኪ የስዕል ስራ ነው።

ይህ ለሰው ልጅ ጠቃሚ የሆነ ውሀ ይባላል። የውሀ መያዣ ኮዳ ነው የሚታይ ወረቅ የሚል ስያሜ የተሰጠው የታሸገ ውሀ ነው።

ይህ በምስሉ የሚታየው በሀገራችን ኢትዮጵያ በገጠሩ አከባቢ በብዛት ማህበረሰቡ በእርቅ እና በተለያዩ ጉዳዮች ላይ እየተገናኙ የሚመክሩበት የጥበብና የማህበረሰቡ ውይይት ነው።

ከዝንጅብል ከተለያዩ ቅመማ ቅመሞች የሚዘጋጅ ለባህላዊ ህክምና የሚያገለግል ባህላዊ ህክምና የሚውል ቅመማ ቅመም ነው።

የማስታወቂያ ዘመቻዎች የረጅም ጊዜ እቅድና ወጥ የሆነ መልዕክት ማስተላለፍን የሚጠይቁ ሲሆን የምርት ስምን ለማጠናከር ያግዛሉ።

የጤና አገልግሎት በሽታዎችን መከላከልንና ማከምን የሚያካትት ሲሆን የዜጎችን ጤናማ ሕይወት ለማረጋገጥ ወሳኝ መሠረታዊ አገልግሎት ነው።

በባህል አልባሳት ላይ የተለያዩ የጥልፍ ስራዎችን እየሰራ የሚሸጥና የሚነግድ የሚያሳይ ምስል ነው ።

ይህ ልጃገረዶች እና እናቶች እጃቸው እና እግራቸውን ለማስዋብ የሚጠቀሙበት እንሶስላ የሚባል የመዋቢያ አይነት ነው።

የኢትዮጵያ በባህል አልባሳት ላይ ቀሚስ ላይ በተለያዩ የማእድናት ውጤትና ክፍሎች የሚጊጡበት ነው

ይህ አትክልት እና ፍፍራፍሬ ሀብሀብ በመባል ይታወቃል። ከፍተኛ የውሀ መጠን ያለው አትክልት ነው።

የኢትዮጵያ እግር ኳስ ውድድር የባህር ዳር ከነማ ደጋፊዎች የለበሱት መለያ ነው ።

ይህ ኑሮን ለማሸነፍ ከትውልድ ቀያቸው ወደ ስደት የሚያሳይ መንገድ ላይ ወይም በርሃላይ የሚጓዙ ሰዎችን የሚያሳይ ነው።

ክፍት የጫማ ነው። የጫማ በብዛት ከቆዳ ከተለያዩ ነገሮች ይሰራል።

ይህ በምስሉ ላይ የምናየው የፌደራል የጥቃቅንና አነስተኛ ኢንተርፕራይዞች ልማት ኤጀንሲ አርማ ነው። አርማው የማዕድንና የስንዴ ዘለላ ይታይበታል ከላይ ኮኮብ መደቡ ሰማያዊ

ይህ ማህበረሰብ ለመንከባከብ የጤና ባለሙያዎች እናትንና ህጻንን ለማከም የሚደረግ ርብርብ ነው። በማህበራዊ አገልግሎት የጤና ባለሙያዎች እናትና ህጻኑን ሲንከባከቡ የሚያሳይ ምስል ነው።

ይህ በምስሉ ላይ የሚታየው የተለያዩ አልባሳትን እየሰፋና እየተኮሰ የሚያሳይ ምስል ነው። ሴቷ መተኮስ ላይ ወንዱ ደግሞ ልብሱን በመስፋት ላይ ይታያል።

ይህ በምስሉ ላይ የምንመለከተው ስኳር ድንች በመባል ይታወቃል ።በትለያየ እርሻ ቦታ ላይ ተመርቶ የሚሸጥ ነው ።

ይህ ክምር የሰብል ክምር በመባል ይታወቃል። በተለያዩ የሀገራችን ክፍሎች ሰብልን እየሰበሰቡ አንድ ላይ የሚያጠራቅሙበት ዘዴ ነው።

የቤት ወይም የቢሮ ውስጣዊ የቤት ወይም የቢሮ ክፍልን ለማሳመር ወይም ለማስጌጥ የምንጠቀምበት የእንጨት ውጤት ነው።

ይህ በምስሉ ላይ የምናየዉ ተሽከርካሪ ጋራጅ ዉስጥ ገብታ በመጠገን ላይ ይገኛል። የተለያዩ ሰዎችን ከቦታ ቦታ ለማጓጓዝ ያገለግላል።

ለሙሽሮች ወይም ደግሞ ለተጋቢ ጥንዶች የሚዘጋጅ እና የሚያስጌጥ ቦታ ነው ሙሽሮቹ የሚያስጌጡበት የማስጌጫ ጥበብ ነው።

በግ የሚባል ለተለያዩ በአላት እና ለግብዣ የሚውል ግብይት ላይ ያለ የግብይት አይነትን የሚያሳይ ነው።

ከቀንድ የሚሰራ ዋንጫ የሚባል የቤት እቃ ነው። እና ማንቆርቆርያ እንዲሁም ከሸክላ የሚዘጋጅ የሸክላ ውጤቶች ማሰሮ የሚገኝበት ምስል ነው።

በምስሉ ላይ የምናየው የፍራፍሬ አይነቶችን ለተማሪዎች የምናስተምርበት ሲሆን የተለያዩ የፍራፍሬ አይነቶች ይገኛሉ። እነዚህን የፍራፍሬ አይነቶች እያንዳንዳቸው አቮካዶ ሙዝ አናናስ ሎሚ እንጆሪ እና ሌሎችም የሚገኙበት።

ይህ ስፖርተኛ ቢንያም ይባላል። ለሀገራችን ወክሎ በአሜሪካ ውድድር ላይ ያሸነፈ ስፖርተኛ ነው።

በሰሜኑ ክፍል በሻደይና ሸለል ወቅት የሚገኝ ባህላዊ ቀን ነው። ይህ መስክ የሚጎበኝና የሚታይ አለው።

በምስሉ ላይ የሚታዬው የማስታወቂያና ባለሙያና የፊልም ተዋናይ ሰላም ተስፋዬ ትባላለች። የወጋገን ባንክ የፖዝ የክፍያ ማሽን በማስተዋወቅ ላይ ትገኛለች።

ይህ በምስሉ ላይ የሚታየው የጥጥ ሲሆን ጥጥ በተለያዩ አገራችን ክፍሎች የሚመረት ነው። በግብርናው ዘርፍ ላይ በብዛት ልብሶችን ለማምረት የሚያገለግል የጥጥ ምርት ነው።

ይህ የውሃ ቧንቧ ሲሆን ሴቶች በብዛት ሴቶች የሚቀዱት ስራ ነው። በብዛት ይህ የዉሃ ቧንቧ የሚገኘው በተለያዩ የወንዝ ዳርቻና በገጠሪቱ ክፍል ነው።

ከአዲስ አበባ ወደ ጅቡቲ የሚሄድ ባቡር ነው ።በሀገራችን ኢትዮጵያ የመጀመሪያው ከአዲስ አበባ ወደ ድሬድዋ የተዘረጋ የባቡር ሀዲድ እና ባቡር የሚያሳይ ነው ።

በማህበረሰብ ጤና እንክብካቤ እና በጤና ተቋማት ላይ የተለያዩ የማህበረሰብ ክፍሎችን ከበሽታ ለመከላከል የሚሰጥ የርፌ አገልግሎት ነው።

ከእንጨት የሚዘጋጅ ለሰዎች መቀመጫነት የሚያገለግል የቤትና የቢሮ እቃዎች የእንጨት ውጤት ነው።

ይህ በምስሉ ላይ የምናየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአብነት ተማሪዎች ናቸው። ዳዊት በመድገም ላይ ወይም ደግሞ ዳዊት በትምህርት ላይ ይገኛሉ።

ይህ በምስሉ ላይ የሚታየው የተለያዩ ምግቦች እና መጠጦች የሚገኝበት ምግብ ቤት ነው ትኩስ ነገር ቡና ሻይ እና ሌሎችም ምግብ የሚገኝበት ቤት ነው።

ይህ እሾሃማ የሆነ ግመሮ የሚባል እጽዋት ነው። ቅጠሉ አረንጓዴ ነው። ቅንዶቹ የተለያዩ እሾሆች ይገኙበታል። ከፍተኛ የሆነ የእሾህ ክምችት ያለበት ፍሬ ያለው እጽዋት ነው።

በብዛት በጣና ሀይቅ ላይ የሚታይ ደንገል ከሚባል ቄጠማ ከሚመስል የሚሰራ ታንኳ የሚያሳይ መናፈሻና መዝናኛ ቦታ ነው።

ይህ በሀገራችን ኢትዮጵያ በሰሜኑ ክፍል የሚዘወተር አመታዊ በአል ነው። ሶለል እና አሸንዳ በመባል ይታወቃል። የልጃገረዶች በአል ነው።

ይህ የሀገራችን የባህል ካባ ደርበው በጋብቻ ስነስርዓት ላይ የሚታዩ ሁለቱ ጥንዶች ናቸው። ማህበረሰብን እና ቤተሰብን የምንመሰርትበት አይነት ነው።

በብረታብረት ስራ ላይ በብዛት የምናገኘው የብየዳ ስራ ሲሆን አንድን ብረት ከአንድ ብረት ለማገናኘት እና አንደኛውን ከአንደኛው ለማገናኘት የምንጠቀምበት የብየዳ ስራ ነው።

ይህ በምስሉ ላይ የሚታየው ጥቅል ጎመን በመባል የሚታወቅ አትክልት ነው። ለጤና በጣም ተስማሚ የሆነ የአትክልት ዘር ነው።